ጌጣጌጦች የእግር አልቦ፥ የእጅ ባስሌት ብዙ ነገሮችን ለመዋቢነት የምንጠቀማቸው ናቸው ፤ በተለይ ሴቶቻችን ለመዋብና ለማማር የሚጠቀሙበት ነው። የትኛውም ሴት ወይም የትኛውም አካል ውብ ሆነው እንዲገኙ ያደርጋል።

የተለያዩ ህንፃ ቤቶችን ብዙ ነገሮችን በማስደሰት በማየት የሚታወቁ መኖሪያ ቤቶች እንደሉ እየታወቀ ነው ለዛም ደግሞ ባለ አንድ ፎቆች፣ ባለ ሁለት ፎቆች፣ ባለ ሶስት ፎቆች ማየት የተለመደ ነው።

የቡና ማሽን ቡና ለመፍጨት የምንጠቀምበት ማሽን ሲሆን የተለያዩ ነገሮችን በመጠቀም እና በመሞከር የሚጠቅመን ማሽን ነው። እና ቡና ተፈጭቶ እንድንነቃቃ ንጥረ ነገር እንዳለው ይታወቃል።

ባገኘናቸው የህንፃ መሳሪያዎች እና ብዙ ነገሮች አካባቢያችን እየለማች እያደገችም ይመጣል:: በምናያቸው ህንፃዎች እየተደሰትን እና ደስ እያለን ሐሴትን እየተሞላን በጣም በደስታ እየተፍለቀለቅን እንገኛለን::

የትኛውም ነገር የራሱ መለያ አርማ ይኖረዋል። የራሳችን መለያ ሲኖረን ደግሞ የትኛውም ሀገር የትኛውም ሰው የራሱ የሆነ መለያ ያም ደግሞ አርማ ይባላል።

ቢላዋ ምንጠቀመው ሽንኩርት ለመክተፍ ነው ።ሽንኩርት ካልከተፍን ወጥ መስራት አንችልም። ወጥ ካልሰራን ደግሞ ቤተሰባችን ማብላት አንችልም። ስለዚህ ቢላዋ መሰረታዊ ነው ብየ አስባለሁ።

መስከረም ቡና ቤት መስከረም ቡና ቤት የተለያዩ ቁርሶችን እና ቡናዎችን በማቅረብ የምትታወቅ ሲሆን በሮቿ ደግሞ በጣም አስደሳች አጥጋቢ የሆነች ሰው ነች። መስከረም ቡና ቤት በጣም አስደሳች ቡናዎችን የምታፈላ ሰው ነች።

ባህር ዛፍ በፈጣን እድገቱና ለበርካታ የኢንዱስትሪ አገልግሎቶች በመዋሉ የሚታወቅ ግዙፍና ረጅም ዛፍ ሲሆን በተለይም ለወረቀት ማምረቻ ፋብሪካዎች ግብዓት በመሆን ያገለግላል።

ዛፎች ሳሮች በማየት ዉስጣችን ሰድታ ስሜታችን እርካታ ያገኛል። እነዛን ነገሮች በማየታችን አእምሯችን ሁሌም ቢሆን ነጻ ነው። የሚያድገው የሚፈነድቀውም ሁሉም ነገር በዚህ ነው።

ለጤናችን በጣም ጠቃሚ ናቸው ከሚባሉ ምግቦች ውስጥ አትክልትና ፍራፍሬዎች አሪፍ ናቸው። እና እነሱን በመጠቀማችን ብዙ ጥቅም እናገኛለን። ሰውነታችን እንዳይጨምር እና ከፍተኛ ደረጃ ላይ እንዳይደርስ ያደርገናል።

ባህላዊ አልባሳት የፋሽናችን ዋና መገለጫ ናቸው: እንደ ሀገር ለዘመናት የቆዩ የተለያዩ ባህላዊ አልባሳት አሉን። እነዚህ አልባሳት እንደ ክልላቸውና እንደ ብሄራቸው የሚለያዩ ልዩ ቀለሞች፣ ጥልፍ ስራዎችና ዲዛይኖች ያሏቸው ሲሆን በዘመናዊ ፋሽን ላይም ተፅዕኖ እየፈጠሩ ነው። ለምሳሌ የሀበሻ ቀሚስ በልዩ ውበቱና በስርዓተ ጥልፉ በዓለም አቀፍ ደረጃ ሳይቀር እውቅናን እያገኘ ነው።

ኢምፓረተር ሃይለ ሥላሴ ኢትዮጵያ ንጉሥ፣ አፍሪካ በኩል የታወቀ የፖለቲካ ጀታ እና የዓለም ታሪክ ሰው ነው፡፡ እሱ በ1892 በአኮለ አካባቢ ተወለደ። በተወለደው ሰዓት ከመጀመሪያ የንጉሥ ቤተሰብ አባል ነበር

የሱፐር ማርኬት ምርቶች ውስጥ አሮስቶ አንደኛው ነው። አሮስቶ የተለያየ ጊዜያቸውን የሚቆጥብ እና ዶሮ አርደን ሁሉን ነገር ሰርተን ከምናወጣው አንጻር ይልቅ ከ ሱፐር ማርኬት ቢንገዛ ይበልጥ ጉልህ ሚና ይኖረዋል ።ስለዚህ ለዛ ደግሞ

የቢሮ ወንበር በተመቸ ሁኔታ ተስተናጋጆችን እንድናስተናግድ ያደርገናል እና በተለዬ መልኩ በምቾት እንድንመለከት ያደርገናል።

የበግ ንግድ የበግ ንግድ ፦አሁን ባለንበት ሁኔታ በጣም አዋጭ እና አትራፊነት ያለው ስራ ሁኖ ተገኝቷል ።የበግ ንግድ አብዛኛዎቹ ሰዎች ሀብታም እና በጣም የካበቱ ሰዎች እንድሆኑ ያደረገ የንግድ አይነት ነው። የበግ ንግድ በጣም ጠቃሚ ከመሆኑ የተነሳ

ባህር ዛፍ በሀገራችን በጣም አስደሳች እፅዋት ውስጥ አንዱ ነው ።ለማገዶነት እንጠቀመዋለን።

ዶሮ ወጥ በዘመነ ኢትዮጵያውያን አሻራ የጣለ የምግብ ዓይነት ሲሆን ሁላችንም በዕድለኝነትና በደስታ የምንመገበው ምግብ ነው። እንጀራ በዶሮ እጅግ በጣም አስደሳች ምግብ ነው። ውጭ ሀገር እራሱ እየወደዱት የመጡት ምግባችን ነው።

የእጅ ጥበብ የእጅ ጥበብ በእጅ ጥበብ ባህላችንን ማስታወቅ እንችላለን። ለምሳሌ በእጅ ጥበብ በሰራናቸው ልብሶች እና ጫማዎች ባህላችን እና ወጋችንን ማስታወቅ መቅረዝ እንችላለን።

ባንዲራ የአንድ አገር መለያና መታወቂያ ሲሆን የትኛው መስዋትነት እንደተከፈለበትና እንዳልተከፈለበት መገለጫና ማስታወቂያ ይሆናል የዛ ነገር ህልውና መሆኑን በዛ አርማ እና ገለጻው ላይ ነው፡፡

ቡና ቤቶችና ምግብ ቤቶች ሰዎች የሚገናኙበት፣ የሚዝናኑበትና የተለያዩ መጠጦችንና ምግቦችን የሚቀምሱበት ማህበራዊና ኢኮኖሚያዊ ስፍራዎች ናቸው

ኢትዮጵያ ውስጥ ብዙ አይማኖቶች እንዳሉ ይታወቃል ከነዚያ ውስጥ የኦርቶዶክስ እምነት ብዙ ተከታዮች እንዳሉት ይታወቃል ከቤተሰብ ቤተሰብ በመስማማት ያለንን ነገር ከአያቶቻችን በመቀበል የያዝነው ሃይማኖታችን ነው ::

ባህር ዛፍ፤ ባህር ዛፍ ለጥላ እና ለቤት ብዙ ጊዜ የምንጠቀምበት በተለያዩ አካባቢ ለማገዶነት እንዲሁም በከተማ ውስጥ ለማገዶነት የምንጠቀምበት ተመራጭ የኢትዮጵያ ዛፍ ነው።

ሴቶች ፀጉራቸውን ሹሩባ ሲሰሩ በጣም ቁንጅናቸው ይወጣል። ያ ቁንጅናቸው መቼም ቢሆን ፀጉራቸውን ቢቆረጡ እንኳን የማይመጣ አይነት ውበት ነው። ፀጉራቸውን ሹሩባ ሲሰሩ በጣም አስደሳች እና ታዋቂ ይሆናሉ።

መሰረታዊ ትምህርት በመማራችን ሁላችንም ከቤተሰባችን ጋር አስፈላጊና አስደሳች ንግግር እንዲኖረን አድርጎታል። እና የተከበረ እና የሚያስደስት ኑሮ እንድንኖር እያደረገን ያለው መሰረታት ትምህርት መማራችን ነው።

አንበሳ ጫማ አንበሳ ጫማ ከልጅነታችን እስከ ዕውቀታችን ድረስ የምንጠቀመው ጫማ ሲሆን በሁሉም ነገር አስፈላጊ እና ደስ የሚል አይነት ፍላጎት ኖሮን የምንለብሰው ጫማ አንበሳ ጫማ ነው። ደስ ብሎን የምንጠቀመው ነው።

ዜና የህብረተሰብን የዕለት ከዕለት እንቅስቃሴዎች፣ አዳዲስ ክስተቶችና ለውጦች እንዲሁም የተለያዩ አስተያየቶች የሚንፀባረቁበት አንገብጋቢ የመገናኛ ዘዴ ነው።

የከብት ንግድ:- የከብት ንግድ አብዛኞቻችንን እያከበረን እና እያስወደደን የመጣ ነገር ሲሆን አንድ ከብት መቶ ሺ ብር መድረሱ ይሰማል። ያንን ነገር ደግሞ ብዙ ነገር አዋጭና በንግዳችን የተጠና አስደሳች ንግድ እንዲኖረን ያደርጋል።

ብልጽግና ፓርቲ፦ ብልጽግና ፓርቲ ያው አሁን ባለንበት ሁኔታ መንገዳችንን ፎቃችንን ምናምን እየሰራንን ይገኛል። ባለንበት ሁኔታ ውስጥ የኮሪደር ልማት የሚባል አዲስ ነገር በማምጣት ይታወቃል።

ህገወጥ ስደት፦ ህገወጥ ስደት በማህበረሰባችን ውስጥ በጣም እየተስፋፋ የሚገኝ እና ከአብዛኛው ማህበረሰብ ከቤተሰብ ውስጥ አንዱ በስደት ላይ እንደሆነ የሚታወቅ እና አስከፊ እንደሆነ ይታወቃል።

የሱፐር ማርኬት ምርቶች ለምሳሌ ምግቦች ግብአቶችና ሁሉ ነገሮች የምንጠቀምበት አሪፍ ስለሆነ ደስ የሚሉ ጥቅማጥቅም አለው እና ደግሞ ጊዜን ይቆጥብልናል። ሁሉን ነገር ከማድረግ

መንገድ ላይ በምናያቸው በሚገጥሙን የተዋቡ አበቦች የተዋቡ አበቦች የተባሉ ሁሉ ነገሮች መንፈሳችን የታደሰል በዛም ዋናውን ሚና የሚወጣው መሰረተ ልማቶች ነው ።መሰረተ ልማታችን ባይኖር ኖሮ ይሄ የሁሉ ነገር አይፈጠርም ነበር።

የቴንስ ስፖርት:- የቴንስ ስፖርት ሁለት ሰዎች በመጫወት የመንፈስ ርካታ የሚያገኙበት ጨዋታ። የቴንስ ስፖርት ለተመልካች በጣም የሚያስደስት እና የሚያዝናና ሲጫወቱትም ሲያዩትም የሚያስደስት ነዉ።

እለታዊ ዜና ፦ ለመደሰትም ፣ ለማዘንም ፣ የተለያዩ ነገሮች ሲፈጠሩም እንጠቀማቸው የዜና አይነት ሲሆን ያን ነገር በመስማታችን ሁሌም ደስተኛ እና ምቾት እንዲሰማን የሚያደርጉ ሆኗል ።

ማህበረሰባችን ላይ ያለዉን የኑሮ ሁኔታ አለባበሳችንን፣ አመጋገባችንን የምናዉቀዉ በባህላችን ነዉ። ሁሉም ባህሉን ይወዳል። በሚወደዉ ባህል ማንም ሰዉ ቢመጣበት ደስ አይለዉም። ያንን ነገር ተቀባይነት እንዲኖረዉ .....

ግንባታ በብዙ አካባቢዎች የምናየው የግንባታ ዓይነት ይኖራል አሁን ለምሳሌ ፎቆች እናአስፓልቶች ሁሉም ነገር መንገዶቻችን አሳምረው ሀገራችንን የምታምር ሁሉ ነገር የተመቻችና እንዲኖረን ያደርጉልናል

በአካባቢያችን ሳሮች፣ ቅጠሎች ፣ዛፎች ሁሉ ነገሮች እንዲያምሩ እና እንዲዋቡ ይፈልጋል። ለእይታ ሲዋቡ አይምሮአችን ይታደሳል ፣ይፈካል፣ ይደስታል ሁሉ ነገራችን ያምራል።

ፌስቡክ በልጅነታችን ጀምሮ ከፍተነው የምንጠቀመው ከጓድኞቻችን ጋር ለመገናኘት ፎቷችንን ለመልቀቅ ብዙ ነገሮቻችንን ለማሳዬት የምንጠቀመው ነገር ሲሆን ለዛም ደሞ ጉልህ ሚና የሚወጣው ማህበራዊ ሚዲያ ነው።

የእጅ ሂናዎች፦ ሂናን ስንቀባ በምንኖርበት የባህል ሀገር ውስጥ ለሴቶቻችን ውበትን የሚሰጥ እና ግርማ ሞገስን የሚሰጥ ነገር ነው። እና ሂና በጣም ጠቃሚ ነው ለጤና።

አሁን ባለንበት ወቅት ብዙ ፓርቲዎች ከእነዚያም ዉስጥ ብልፅግና አሁን ባለንበት ሁኔታ አገሪቷን እየመራ መረጃዎች ....

የግል ቤተሰብ ታንፀን እና አድገን እንድንኖር የሚያደርገን ቤተሰብ ሲሆን ከዛም ዉስጥ በጣም አስደሳች ከቤተሰብ ጋር መተሳሰብ መዋደድ ሁሉ ነገሮችን እንዲኖረን አድርጎናል።

የአንድ ሀገር መለያ የአንድ ቡድን መለያ የአንድ ልዩ ነገር መለያ አርማ ይባላል። ያለ አንድ አርማ አንድ ቡድን ይመሰረትም ስለዚህ አርማ በጣም አስፈላጊ ነገር ነው። ለድርጅትም ሆነ ለሁሉም ነገር።

ማህበራዊ ትምህርት፦ ማህበራዊ ትምህርት ባለንበት ሁኔታ ሰዎች የተገሰጸና የተስተካከለ አይምሮ ኑሯቸው እንዲያድግ የሚያደርግ ትምህርት ሲሆን ፤ ለዛም ትምህርት ደግሞ ብዙ መስዋዕትነት ይከፈላል።

ሙዝ በኛ ጊዜ ባለንበት ማህበረሰብ ለጤናችን የምንመልጠው ነው ክብደት ስለሚጨመርልን አብዛኛው ጊዜ ቀጠን ላሉ ሰዎችን በጣም ተመራጭ የሆነ ምግብ ነው ።

የተለያዩ እጅ መሳሪያዎች እጅ መሣሪያዎችን በመጠቀም ሰው ሰውን ሊጎዳ ይችላል ወይም ደግሞ ሊጠቅመው ይችላል ያ ደግሞ እንዳጠቃቀማችን እና እንደ ሁኔታችን ነው ለምሳሌ ሁሉንም ነገር በትግስት መፈፀም እንዳለብን

የጥፍር ቀለም፤ የጥፍር ቀለም ሴቶቻችን ለማስዋብ እና ከሰው ጎልተው እንዲታዩ በማድረግ በጣም የሚጠቅም መዋቢያ ነው፣ ያንን መዋቢያ ሲጠቀሙ ሴቶች ያላቸው ውበት በጣም እየጨመረ ይመጣል። አስደሳች የሆነ ውበት ይኖራቸዋል።

ዉሻ በታማኝነቱ እና በአስደሳችነቱ የሰዉን ልጅ የሚጠቅም እንስሳ ነዉ። በታማኝነት የሰዉን ልጅ ባህሪ ከመቸዉም ይልቅ የዉሻን ይበልጥ አይቻለሁ።

የሽመና ጥበብ:- የሽመና ጥበብ ባህላችንን ለማሳወቅ እና ለማጌጥ በልብሳችን የምንጠቀመዉ ማስታወቂያ ነዉ። በልብሳችን በተሰራዉ ጥበብ ባህላችንን ወጋችንን ሁሉን ነገር ማስተዋወቅ እንችላለን።

አንበሳ ጫማ ከልጅነታችን እስከእውቀታችን እስከምንሸመግል ድረስ የምንጠቀመው አይነት ጫማ ነው። እና አንበሳ ጫማ በልጅነቴ ሲገዛልኝ የሚሰማኝ ደስታ ያክል መቼም አይሰማኝም ነበር። ያንን እና ለብሼው ብዙ ትዝታ አለብኝ።

ልዩ ልዩ መሳሪያዎች ለምሳሌ ማንኪያ ማንኪያን በመጠቀም ምግብ ልንበላበት እንችላለን ማንኪያን በመጠቀም ብዙ ነገር ልናረግ እንችላለን ለዛ ደሞ ለጥሩም ለመጥ፟ፎም መጠቀም የምንችለው ራሳችን ነን።

ባህላችን ከሀገራችን ውስጥ በጣም ደስ የሚል ባህላችን ያለንበትን የማህበረሰብ እውቅና ጥራት ሁሉን ነገር የምናውቅበት ነገር ነው። ያ ደግሞ በጣም አስደሳች እና ከማህበረሰባችን ጋር በጣም በመስማማት እንድንኖር ያደርገናል።

ራሳችንን የምንጠብቅበት ከሰው እኩልም ሆነ በልጠን እንድንገኝ ከሚያረጉን ነገሮች ሆኖ የራሳችንን የግል ነገር መጠበቂያ እና ማስተካከያ ናቸው።

የተለያዩ የአንገት ሀብሎችን በመልበሳችን በጣም ደስተኛ ያደርገናል። ከሰዎች ላይ አማላይነት እና የተለያዩ ነገሮችን እንድናረግ የሚጠበቅብንና ለሰዎች ላይ ከፍተኛ ፍላጎትን እንዲያመጣ ያደርገናል።

ናይክ ጫማዎች ናይክ ጫማዎች ከዉጭ ሃገር የሚመጡ ሲሆኑ እነዚህ ጫማዎች በጥራታቸው ወደር የሌላቸው በመሆን እና አብዛኛው የኢትዮጵያ ሰው ይለብሳቸዋል። ያንን ነገር ደግሞ ሃገራችን ዉስጥ የምናገኘው ቢሆን ሁላችንም ብንጠቀመው ደስ ይለናል።

የሀያስኩል ትምህርት:- የሀያስኩል ትምህርት በህፃንነታችን የነበረ ነዉ። ማንነታችንን ለማስታወስ የሚያደርገን የሀያሰሰኩል ትምህርት ነዉ። የሀያስኩል ትምህርት ዩኒቨርስቲ ገብተን የምንቀረፅበት እንድናሻሻል የሚያደርገን የትምህርት አይነት ነዉ።

ለድርጅታችን ለቤታችን ለሁሉም አርማ አስፈላጊ ነገር ነው የትኛውም ነገር መገለጫ አርማ አርማ ማለት ለብዙ ነገሮች መገለጫ መታያ ለሁሉ ነገር ምሳሌ ነው።

ፍሪጅ፦ ፍሪጅ የተለታዩ ነገሮችን ከማቀዘቀዝ እና ነገሮች እንዳይበላሹ የሚያደርግ ሲሆን ለዚያ ነገር ደግሞ ብዙ ወጭን ሳይስወጣን የተለያየ ነገር ...

የቀን ስራ አብዛኛዎችን በመመገብና ብዙ ነገሮችን በማግኘት የሚጠቅመን የስራ አይነት ሲሆን ለዛ ነገር ደሞ ብዙ ሰዎች እየሰሩ እስከሶስት መቶም እስከአራት መቶም ብር ያገኙበታል። ያን ደሞ ቤተሰባቸውን ለመምራትና ለማገልገል ብዙ ነገር ይጠቅመናል ስለዚህ ያ አሪፍ ነው።